የዲጂታል የክፍያ መድረኮች ውስጥ የሞባይል ገንዘብ አገልግሎቶች አ ሌኮም መድረካቸው ቴሌቨዥን አላማቸው ደግሞ ገንዘብ መላክ እና መቀበል ሂሳብ መክፈል ግዥ መፈፀምና በቴሌ ውክሎች በኩል ገንዘብ ማስገባት እና ማስወጣት ነው

ሸራተን አዲስ ሆቴል በሼህ መሐመድ ሁሴን አላሙዲ የተገነባ ሲሆን፤ በኢትዮጵያ ንብረት ሲገነባ ከሁለት ሚሊዮን ዶላር በላይ ወጥቶበታል።

የአውሮፕላን ማረፊያ የመኪና ማቆሚያ ቦሌ ዓለም አቀፍ የአውሮፕላን ማረፊያ ውስጥ በአውሮፕላን ማረፊያ ለረዥም ጊዜ የሚቆይ ተደራጀና በክፍያ የሚሰራ የመኪና አገልግሎት አለ

ዲጂታል የክፍያ መድረኮች ውስጥ የሞባይል ባንኪንግ አፕሊኬሽን አንዱ ነው። ይህም ማለት የኢትዮጵያ ባንኮች የራሳቸው የሞባይል ባንኪንግ አፕሊኬሽን አላቸው። አገልግሎቶቹ በቀጥታ ከባንክ አካውንት ጋር የተገናኙም ናቸው።

አክሲዮን ገበያ ውስጥ አንዱ ሁለገብ ገበያ ሲሆን አክሲዮኖች የሚገባበት መድረክ ወይም ይሄ በቀጥታ የአክሲዮን ገበያ ተብሎ የሚጠራው ነው።

ዋና አቅራቢያ የግል ምንዛሪ የሚመነዝሩ ናቸው የብሔራዊ ባንክ የግል ድርጅቶች ተመስርቶ የውጭ ምንዛሪ ለማድረግ ፍቃድ መስጠት ጀምሯል ይህም ለገበያ ተወዳዳሪነትን ይጨምራል።

የሞጆ ደረቅ ወደብ አሰራር ሂደት ውስጥ የጉሙሩክ ፍተሻ አንዱ ነው። ይህም ማለት የጉሙሩክ ኮሚሽን ሰነዶችን በመፈተሽ እና የአካል ፍተሻው በማድረግ ቀረጥ የሚከፈልበትን ዋጋ ይወስናል።

በቤተ ክርስቲያን ውስጥ ለአገልጋዮች ደመወዝ ይህ ማለት ለዲያቆናት ለካናት እንዲሁም ለመዘምራት ለአስተዳደር ሠራተኞችና ለሰንበት ትምህርት ቤት የሚከፈል ደመወዝ ነው የሚከፈል ደመወዝ ነው።

በአዲስ አበባ ባህላዊ የምግብ ቤት ዝርዝር አንዱ ነው ከምግብ ዝርዝሮች ውስጥ ሁለት ሺ ሀበሻ አንዱ ነው ባህላዊ የኢትዮጵያ ምግብ ነው ለባህል ምግቦችና ትርዒቶች ሌላኛው ታዋቂ የሚያደርገው ማዕከል ነው።

የክፍያ መረጃዎች ውስጥ የከፍያ አገልግሎት አቅራቢዎች ዓላማቸው ደንበኞች በመስመር ላይ በእንግዶ ሲገዙ በካርድ ወይም በሞባይል ገንዘብ በቀላሉ ክፍያ እንዲፈጸሙ መደገፍ ነው።

ገንዘብ ላይ ተመሰረቱ ኢኮኖሚ ወይም ጠንካራ የገንዘብ ተቋማት ያልተሰፋባቸው አካባቢዎች ናቸው ዋነኛው የግብይትና የመቆጣጠሪያ ዘዴ ነው

የቤተክርስቲያን ንብረት ኪራይ ነው ማለት ቤተክርስቲያን ለቤቶች ፣ለመሬቶች ወይም ለንግድ ሱቆች የምታከራየው ንብረት የኪራይ ገቢ በመባል ይታወቃል።

የውጭ ዩኒቨርሲቲ ማለት የውጭ ምንዛሪ ውስጥ አንዱ ነው። ማለት የውጭ ኩባንያዎች ወደ ኢትዮጵያ መንግስት ሲያደርጉ የውጭ ምንዛሪ ያስገባሉ ማለት ነው።

የኤሌክትሮኒክስ የቤት እቃዎች የገበያ ሁኔታ የውጭ ምንዛሪ እጥረት የእቃዎችን ዋጋ ከፍ እንዲልና አቅርቦት ውስንነት እንዲኖር አድርጎ እንዲሁም ምንጮች አብዛኛው የኤሌክትሮኒክስ እቃዎች ከውጭ የሚገቡ ናቸው።

በኢንሹራንስ ውስጥ የተለያዩ ዘርፎዎች አሉ፡፡ ለምሳሌ የጤና ኢንሹራንስ ወይም የጤና መድን የሕይወት ኢንሹራንስ ወይም የሕይወት መድን የመኪና ኢንሱራንስ ወይም የመኪና መድን የኢንሹራንስ ኩባንኛ ወይም የመድን ኩባንያ ይባላሉ፡፡

የፋይናንስ ዘለቂት ና ኢንቨስትምንት የንብረት ልማት በባለ ቤትነት የያዛችን መሬስ ለገቢ ማስገኛ ፕሮጀክት ወይም እን. የንግድ ሕንፃክራኤወ የግብር እና ልማት በማወል ገቤ ዋንት ሳድጋል፡፡

ሊስ ቡ እና ከሚያቀርባቸው ምርቶች አንዱ ቡና ነው ይህም ከባህላው የኢትዮፒያ ቡና በተጨማሪ አንዱ ካፕቹኖ ላቲ ፍራፔ እና ሞክ ያሉ የስፕሪሶ ቤዝድ መጠጦችን በስትፋት ያቀርቧል።

ቁሪፍቱ ሪዞርት እንድስፓር የሚገኝመት ቦታ ቢሸፍቱ ባህር ዳር ነው ያለው ዝና ወይም የሚነገር ለት በትላለቅ ሀይቆች ዳረቻ የሚገኝ ታዋቂ የመዝናኛ ስፍራ ነው